የቤትና የዱር እንበሳ እየተባለ የሚጠራውን ሰአቶች ውስጥ አንደኛው ሲሆን ይህም እንግዲህ በጣም ሃይለኛው የድሮ ንጉስ በመባል የሚታወቅ የእንስሳት አይነት ነው አካባቢ ና አንበሳ አይታችሁ ታውቃላችሁ።

ጉዞ ፣ቱሪዝም እና ስደት የባህ ላይ ጉዞ የባህር ላይ ጉዞ የምንለው በባህር የሚደረግ እንቅስቃሴ ሲሆን የባህር መጓጓዣዎችን በመጠቀም የምናደርገው የጉዞ አይነት ነው። እናንተ በባህር ላይ ለስንት ጊዜ ተገዛችሁ ታውቃላችሁ?

ማኀበረሰብና ቤተሰብ የጉሙዝ ማህበረሰብ የጉሙዝ ማህበረሰብ በሙዚቃ ክልል ውስጥ የሚገኙ ማህበረሰቦች ሲሆኑ የራሳቸው አመለካከት እና ባህል ያላቸው ማህበረሰብ ክፍሎች ናቸው ሰናያቸውም ቁመታቸው ረጃጅም የሆነና ጥቋቁሮች ናቸው። እናንተ የጉምዝ ማህበረሰብ ሰዉ አይታችሁ ታውቃላችሁ?

ዜና ሰበር ዜና ሰበር ዜና የምንለው በዜናዎቹ በየመሀል የማቀርብ ወይም ደግሞ ሳናስባቸው በተወሰነ ሰዓት በፈለጉት ጊዜ የሚቀርብ የዜና አይኘት ሲሆን እነዚህ ዜና በሰበር ዜና ሰአት ሊቀርቡ የሚችሉ የዜና አይነቶች ምን ሊሆኑ ይችላሉ?

ዕፀዋት ፅድ ፅድ ከእፅዋት ዓይነቶች ውስጥ አንዱ ሲሆን፤ ይህም እንግዲህ ለተለያዩ ጥቅሞች ሊውል ይችላል ። ጣውላ ለመሥራት እንዲሁም ደግሞ ወረቀት እና የተለያዩ ስራዎችን እያሰረበት የምንችለው የዕፀዋት አይነት ሲሆን ይህ እፅዋት እንግዲህ እንዴት ይተከላል?

ማስታዋቂያ የጫራታ ማስታዋቂያ የምንለው እግዲህ አንድ ነገር ለመሸጥ የሚደረግ የጫራታ ማስታዋቂያ አይነት ሲሆን ተጫራቾችም ማስታዋቂያውን አይቶ በመምጣት በገንዘብ አሸናፊ የሆነው እንዲገዛ የሚደረግበት የማስታዌቀቂያ አይነት ነው የጫራታ ማስታዋቂያ በናንተ አካባባ ወጠው አይቴችኋል?

የቤት እቃ ሳህን ሳህን እንግዲህ ለመመገቢያነት የምንጠቀምበት የቤት እቃ ሲሆን ከብረት እና ከጎማ ሊዘጋጅ የሚችል የቤት እቃ አይነት ነው። እናንተ ሳህንን በቤታችሁ ውስጥ ንምነ ለምን አገልግሎት ታውሉታላችሁ?

ጉዞ ቱሪዝም እና ስደት ሰማዕታት የቱሪዝም ማዕከል ሰማዕታት እንግዲህ የሚባለው የቱሪዝም ቦታ ሲሆን ይህም እንግዲህ የአማራ ክልል ታሪኮች እንዲሁም በቀደም የነበሩ ታሪኮች የተቀመጡበት የቱሪዝም ቦታ ነው። እናንተ የምታውቁት የቱሪዝም ቦታ ማን ይባላል?

የሱፐር ማርኬት ምርቶች ሱፐር ማርኬት ምርቶች ቢጫ ቀለማት ያሉት ከተለያዩ የሚዘጋጅ ምግብ አይነት እንግዲህ በእናንተ አካባቢ አንድ ሌትር በስንት ብርር ይሸጣል?

ሻምቦ መዋቢያና ወይም የውበት መጠበቂያ መሣሪያዎች ሻምባ ከውበት መጠበቂያ አይነቶች ውስጥ አንዱ ሲሆን ፀጉራችንን ለመታጠብ የሚያገለግል የውበት መጠበቂያ አይነት ነው እናንተ የምትጠቀሙት ሻምቦ ስሙ ምን ይባላል?

ባንዲራና መለያ የኢትዮጵያ ባንዲራ ኢትዮጵያ ባንዲራ እንደምታውቀው እንግዲህ አረንጓዴ ቀይ ቢጫ ቀለማት ያሉት የኢትዮጵያን ወሎ የተሰጣት ባንዲራ ነው ያለው የኢትዮጵያ ባንዲራ በማን ዘመነ መንግስት መሰረተ

መሰረተ ልማት ጤና ጣቢያ ጤና ጣቢያ የምንለው ከመሰረተ ልማቶች አንዱ ሲሆን ይህም እንግዲህ በሚያመን ጊዜ ህክምና ህክምና እንድናገኝ የሚያደርገን ሲሆን እናንተ የምታውቁት ጤና ጣቢያ ስም ማን ይባላል።

ስራ የቀን ሥራ የቀንሥራ የምንለው እንግዲህ ሰዎቹ ጉልበታቸውን በማገልገል ሊከፈላቸው የሚችድ የሥራ አይነት ሲሆን ሆን እንዲሁም በቀን ታስቦ የሚሰጣቸው የቀንሥራ ዓይነት ነው እናንተ ምን የሚባል የቀንሥራ ሰርታችሁ ታወቃላችሁ?

መሰረተ ልማት ትምህርት ቤት ትምህርት ቤት ከመሰረተ ልማቶች አንዱ ሲሆን የመንገድ በመንግስት የሚሠራ፤ እንዲሁም ደግሞ በግለሰቦች ለማግኘት የሚያገለግል መሰረተ ልማት አይነት ነው። እናንተ ጋር ያለን ትምህርት ቤቶች ስንት ናቸው?

ምግብ ዳቦ ቆሎ ዳቦ ቆሎ ከምግብ አይነቶች ውስጥ አንዱ ሲሆን ይህ ምግብ እንግዲህ ከስንዴ የሚዘጋጅ እና ከቦታ ወደ ቦታ ስንንቀሳቀስ የሚዘጋጅልን የቆሎ አይነት ሲሆን ይህም ሳይበላሽ ለብዙ ቀናት ይቆያል። ዳቦ ቆሎ ሳይበላሽ ለምን ያህል ጊዜ ይቆያል?

መጻሐፍ መጽየት እና ጋርዜጠዎች ልጅነት ልጅነት የተባለው መጽሐፍ እንግዲህ ልብ ወልድ መጻፍ ሲሆን በኃይለ ስላሴ ወቅት የነበሩ ልጆች ያካናውኑት የነበረውን እና የዘመኑን የልጅነት ታሪክ የሚያውስ የልብ ወልድ መጻፍ ነው። ይህ ልጅነት የተሰኘውን መጽሐፍ ይጻፉ ሰው ማን ይባላሉ?

ጥበብ እና ባህል ኩታ ኩታ የምንለው እንግዲህ ነጭ ቀለመት የሉት በአባህላት ጊዜ የሚለበስ እና እንዲሁም ደግሞ 20 ሚሊያርድ እየልብስ ዓይነት ሲሆን ይህ ኩታ በመባል የሚታወቀውን የሚሰሩ ሰዎች ምን ተብለው ይጠራሉ።

የቤትና ቢሮቃዎች አግዳሚ ወንበር አግዳሚ የወንበር ከብየትና ከቢሮቃዎች ውስጣ አንዱ ሲሆን የምእንግዲ ብዙ ሰዎች ስቅምጥ የሚችል የወንበር ዓይነት ነው የአግዳሚ ወንበር እንግዶችን ለማስተናግድ እንዲሁም ደግሞ የተለያዩ ሰዎች በሚወጡበት ጊዜ እንአረፍ እንዲሉበት የምናደርግበት የቢሮና የቤተ ዕቃ ሲሆን ይህ አግዳሚ ወንበር ከህምን ከምን ሊዘጋጅ እንደሚችል አብራሩ?